በምስሉ ላይ የተለያዩ እንቁላሎችን በተለያየ ማስቀመጫ ላይ እንመለከታለን የፈረንጅ ዶሮ እንቁላል ይመስላል እና ከታች ማስቀመጫው ቀይ ሰማያዊ አረንጓዴ እንዲሁም ያለ ከለር እንመለከታለን ማለት ነው እና እነዚህን እንቁላሎች ለምግብነት ለመሸጥ የተለያዩ አገልግሎቶች እናቸዋለን።

በምስሉ ላይ እንግዲህ ዶሮን በማርባት የሚተዳደሩ ሰዎች የዶሮ እርባታ ቤታቸው ነው ማለት ነው በጣም በርካታ ጫጩቶች ተፈልፈለው እንመለከታለን በመካከላቸው የውሃ እቃቸው ተቀምጦ ተቀምጦ እንመለከታለን።

በምስሉ ላይ የተለያዩ ማሸኖችን እንመለከታለን ይህም እንግዲህ አፉ ተገጥሞለት የመተንፈሻ ማሽን የመተንፈሻ ማሽን እንመለከታለን እንግዲህ በጣም የደከሙ ማን ወይም ደግሞ መተንፈስ ያቃታቸውን እንደ መተንፈሻ አካል ሆኖ እንዲያገለግል ማሽኑ ራሱ እንዲተነፍስላቸው የሚያገለግል መሳሪያ ተገጥሞለት እንመለከታለን።

በምስሉ የምንመለከታቸው እንግዲህ አንጨት ላይ በመዉጣት ለግራቸው መረጋገጫ ያለው ልክ እንደ ባላ አይነት ያለው እንጨት ላይ እግራቸውን በማሳረፍ ልክ እጨቱን በማንቀሳቀስ የሚራመዱበት ሂደት ነው ምንመለከተው መካከል ላይ ደግሞ አንድ ነለቅ ሰው አንመለከታለን አሰልጣኛቸው ወይም ደግሞ ጎበኝ ሚመስል ከኋላ ደግሞ የመጣች አንዲት መኪና እነመለከታለን አስፓልቱ ላየ እነሱ እየተራመዱ እናያቸዋለን።

በምስሉ ላይ ምግብ እየሠራች ያለች አንዲት እናት እንመለከታለን። በጎን የተለያዩ ፍሪጅ እንዲሁም የተለያዩ ቁሳቁሶችን እንመለከታለን። ወጥ የተለያዩ ወጦችን በእንጀራው ላይ አድርጋ እናያለን። አልጫ አለ እንደዚሁም ደግሞ ጎመን የተለያዩ አትክልቶችን ሰርታ አድርጋበት በጣም ደስ የሚል ምግብ ነው።

በዚህ ምስል ላይ የምናየው እንግዲህ ለመጓጓዣነት እና ለጭነት የሚያገለግለን ኤፌሰር የተባለውን ተሽከርካሪ እንመለከታለን ማለት ነው።

በምስሉ ላይ የምንመለከተው የተለያዩ አይነት ጌጦች ሲሆኑ እነዚህ ጌጦች በብዛት ሴቶች እህቶታችን፣ እናቶቻችን ይጠቀሙታል። የተለያዩ የአካል ክፍላቸው ላይ በእጃቸው ላይ፣ በአንገታቸው ላይ፣ በጸጉራቸው ላይ፣ በጆሯቸው ላይ በማድረግ ያጌጡባቸዋል።

በምስል ውስጥ የሚመለከተው በውስጥ የሚኖረው ትልቁ እንስሳ ነው ጉማሬ የሚባለውን ነው። ሰው ካገኘ ይበላል እና ይህ ዉስጥ የሚገኝ ጉማሬ የሚባል እንስሳ ነው።

ዚህ ምስላይ በጣም የሚያምር መልካዓ ምድር እንመለከታለን። ጽዋዋቶች ተተክለውበታል፤ በልማት የለማ መስላል እርከን ነው በሙሉ የዳግትማ ቦታ ስለሆነ በውሃ ንምደሞ በጎርፍ እንዳይሸረሸር በርከን የተሠራ እና አትክልት የተተከለበት የሚያምር መልካዓ ምድር እንመለከታለን።

በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ካህን አባት ነው የምንመለከተው ከአለምሶ ይዞ እንመለከታለን

በዚህ ምስል የምንመለከተው አንድ የፌደራል ልብስ የለበሰ ወይም የህግ አካል መገናኛና የዞን በጣም በርካታ ሰዎች መካከል ቁሙ ህግን እያስከበረ ሰዎች እንዳይጋፉ እያስከበረ ቁሞ እናየዋለን ማለት ነው።

በምስሉ ላይ የምንመለከተው የልብስ የገበያ ቦታ ሲሆን፤ የተለያዩ ልብሶችን እንመለከታለን። የተለያየ ከለር ያላቸው ነጠላዎች እንዲሁም ደግሞ ቀሚሶች፣ ጥልፎች ከታች ደግሞ ጋቢዎች እንመለከታለን ማለት ነው ።

በምስሉ ላይ በቢሮ ውስጥ ከምነጠቀንባቸው ዕቃዎች መካከል የምጠቅሳቸውን እንመለከታለን። እነሱም ጠረጴዛ ወንበር እና መደርጀሪያዎች ጠረጴዛው ላይ ኮምፒውተር እንመለከታለን ኮምፒውተር እንግዲህ በጣም ብዙ ነገር እንሰራበት የምንችል ሲሆነ እና ወንበር እንመለከታለን።

በምስሉ ላይ ረጅም ፀጉር ያላት አንዲት ልጃገረድ እንመለከታለን። ፀጉሯ በጣም ነው የሚያምረው ረጅም ነው ወፍራም እና ጥቁር ፀጉር አላት እና በጣም ደስ የሚል ፀጉር ነው ማለት ነው።

በምስሉ ላይ የተደረደረ እና የታጠፈ ቂጣ ወደ አምስት ቂጣ እንመለከታለን። ሰርቢስ ላይ የሆነ ይምህም እንግዲህ ለምግብነት ተጋግሮ የቀረበ ቂጣ ነው።

በምስሉላይ የምንመለከተው ሕንፃ ነው። ህንፃ ወይንም ደግሞ ግንባታ እየተገነባናያለን ማለት ነው ይህ ህንፃ እንግዴ የተለያዩ ሰራተኞች በእንጨቱ ተንጠላጥለው ከታች ደግሞ ልክ ስሚንትሆን እና የተለያዩ የሕንፃ መሳሪያዎችን የሚያቀበሉ ሰዎችንም እንደዚሁ እንመለከታለን።

በምስሉ ምንመለከተው እንግዲህ ጃን ሆይ ኃይለ ስላሴ ነው አጽ ኃይለ ስላሴ ከደርግ ዘመነ መንግሥት ወይም ደሞ ከመንግስቱ ላይ ለማርያን በፊት የነበረ የኢትዮጵያ መሪ የነበረ ታላቅ መሪ ነው።

እንግዲህ ከመጠት ዓይነቶች ውስጥ ልንጠቅሰው ወይም ደግሞ እናካትተው የሚንችለው ዘቪደር ነው ማለት ነው። በጣም በርካታ ዘቪደር ጠርሞሶች ተደርድረው በብዛት እንመለከተዋለ።

ይህ በሀይቅ ዳር የተሰራ መናፈሻ እና መዝናኛ ነው በጣም ደስ የሚል የሚስብ የሚማርክ እይታ አለው። ዙሪያው አረንጓዴ ነው እና ደግሞ ሀዬቅ ዳር መሆኑ በጣም ውብ እና ማራኪ ያደርገዋል።

እዚህ ምስል ላይ በርካታ ጌጣጌጦች በአንገትዋ ያደረገች ሴት እንመለከታለን። የለበሰችው ቀሚስም እንደዚሁ በጥልፍ በጣም ያጌጠ እና ያበደ ነጭ ቀሚስ ለብሳለች። መቀነት በወገብዋ ታጥቃ እንደዚሁ እንመለከታለን።

እዚህ ምስል የተመላከተው የመኖሪያ ቤት ሲሆን መስኮቱ ተከፍቶ እንመለከታለን። በጭቃ የተመረገ እንደሆነ ብቅ ብቅ ብሎ ወይንም ተልጦ የሚታየው ግድግዳ ያስታውቃል እና ከውጪ ልጅቱ የቆመችበት አንዲት ህፃን ልጅ እንመለከታለን እና ልጅቷ የቆመችበት አካባቢ ድንጋይ ተከምሮ እንመለከታለን።

በምስሉ ላይ የምንመለከታቸው ብዙዉን ጊዜ በሀይቅ በውሀ ውስጥም በየብስም የሚኖሩ በውሃ ውስጥ እየገቡ አንገታቸው እና እግራቸው ረጅም ስለሆነ በዚህ በማንቁርጣቸው እየሳቡ አሳዎችን እያወጡ የሚመገቡ የአእዋፍት ዝርያዎች ናቸው።

በምስሉ ምንመለከተው መዋቢያ እና የውበት የውበት መጠበቂያ የሚያሳይ ሲሆን እንግዲል ቀለበት ያደረገ እጅ እና እንሶስላ ሙቀው እጃቸው ጠቁር ወይንም ደግሞ ጠቁሮ የሚታይ አጅ እንመለከታለን።

በምስሉ ላይ የአሳ ስጋ ተደርድሮ እንመለከታለን አሳ እንግዲህ በተለይ በሀይቅ አካባቢ ለሚኖሩ ሰዎች የገቢ ምንጫቸው እና ዋና መተዳደሪያ ሁኖ የሚያገለግል እንስሳ ነው። በዉሀ ውስጥ ብቻ የሚኖር ከውሀ ከወጣ የሚሞት እንስሳ ነው።

በዚህ ምስል የምንመለከታቸው በሱበርማርኬት ልናገኛቸው የምንችላቸውኛ አትክልት እና ፍራፍሬዎች ሲሆኑ ከእነዚህም መካከል ቀይ ሽንኩርት፣ ድንች፣ ካሮት እንዲሁም የተለያዩ አትክልትና እና ፍራፍሬ አይነቶችን በማዳበሪያ ተቆጥረው እንመለከታለን።

በምስሉ ላይ እንግዲህ አንዲት ህፃን ፀጉሯን ተሰርታ እንመለከታለን በፀጉሯ ጫፍ ጫፍ ላይ የተለያየ ከለር ያላቸው ጌጣጌጦች ተንጠልጥለው እንመለከታለን። ፀጉሯን ወደ ሁለት ከፍላ ወደቀኝና ወደ ግራ አድርጋ አስራ አስይዛው እንመለከታለን።

በምስሉ ላይ ዜና ቀርቦ ሲሆን የምንመለከተው። ይህም ዜና እንግዲህ ምንን ያስመለከተ ነው ካልን ህንድ የመጀመሪያ መንኮራኩሯን አኖረች ነው።

እንግዲህ ቀተለያዩ ቦታወች ልናገኛቸው እንችላለን ቤታችን ውስጥ የኤሌክትሮኒክስ እቃዎች እንዲሁም ደግሞ የተለያዩ ጥገና የሚሰሩ ሰዎች የሚጠቀሟቸው እቃዎች ናቸው። የቡለን መፍቻወች ናቸው ማለት ነው።

በምስሉ ላይ የምናየው እንግዲህ ቡና ቤት ነው ሲኒወች ተደርድረው እንደዚሁም ከጎን ደግሞ የተለያዩ የቡና ቁርሶች ፈንዲሻ፣ ዳቦ እንመለከታለን ልክ ከጎን ደግሞ ጀበና እንመለከታለን።

በምስሉ ላይ የተለያዩ አትክልቶችን እና ፍራፍሬዎችን እንመለከታለን ቲማቲም፣ ሽንኩርት፣ አቦካዶ፣ ፓፓያ፣ እንዲሁም ደግሞ ጥቅል ጎመን አፕል እንመለከታለን። እነዚህ ፍራፍሬዎች ለጤና በጣም ጠቃሚ የሆኑ ፍራፍሬዎች ናቸው

በምስሉ ላይ በቤት ውስጥ የምንገለገልባቸውን እቃዎች እንመለከታለን። እነዚህም ፎጣዎች ናቸው። የተለያየ ቀለም አላቸው። ከስር እስከላይ ቀይ፣ አረንጓዴ፣ ቡናማ፣ ነጭ፣ ሰማያዊ እነዚህ ተደርድረው እንመለከታለን ማለት ነው። እነዚህ ፎጣዎች እንግዲህ በቤት ውስጥ ለለሊት ልብስ፣ ለብርድ የምንጠቀምባቸው ልብሶች ናቸው።

በምስሉ ላይ የምንመለከታቸው ሁለት ደቀመዛሙርት መዝሙረ ዳዊት እንዲሁም ዳዊት እየተማሩ እንመለከታለን ከጎን ደግሞ ስላድኖ ወይንም ደግሞ ብራና ላይ የተሳሉ ስዕሎችን እንመለከታለን።

በምስሉ ላይ እንግዲህ በጣም በርካታ ደሮዎችን በማደሪያቸው ወይንም በማርቢያቸው ነው የምንመለከተው በግብርናው አለም አንዱ በጣም ብዙ ጊቢ የሚያስገኘው የዶሮ እርባታ ነው። የዶሮ እርባታ በጣም ጠቃሚ የሆነ የግብርና ስራ ነው።

ቤት ውስጥ የምንገለገልበት እቃ ሲሆን በብዛት ለቲቪ እስታንድነት የሚያገለግል ቲቪያችንን ለማስቀመጥ እንዲሁም ደግሞ ከስር የተለያዩ ብርጭቆዎችን ቀለል ቀለል ያሉ እቃዎችን፣ ጆጎችን ይይዝልናል ማለት ነው። ይህም በቤት ውስጥ በጣም ጠቃሚ የሆነ እቃ ነው።

በዚህ ምስል የምንመለከተው አርማ ሲሆን ይህ አርማ ደብረታቦር ዮኒቨርሲቲ ይላል ፅሁፉ ከታችም ከላይም በነጭ ቀለም ቀይ ክብ ላይ ተፅፎ እንመለከተዋለን መካከል ላይ ደግሞ የመፅሐፍ ምስል እንደዚሁ እንመለከታለን።

ይህ እንግዲህ ነጠላ ጫማ ሲሆን ነጠላ ጫማ ብዙውን ጊዜ ለመታጠብ እንዲሁም በቤት ውስጥ ስንገባ ስንወጣ የምንለብሰው ከዚህ ባለፈ ደግሞ ልክ ሙቀት በሆነ ሰአት ለመዝናናት በቅርቡ ስንወጣ የምንለብሰው ለመጓዝ የሚረዳን ጫማ ነው።

በምስሉ ላይ ጀልባዎች እና በርካታ በታንኳ የሚጓዙ ሰዎችን እንመለከታለን እየቀዘፉ እንግዲህ ታንኳዎች ከደንገል የሚሰሩ ሲሆኑ ውሃን አቆራርጦ ለመጓዝ የሚያገለግሉ ናቸው።

ይህ ከቤት ውስጥ እቃዎች አንዱ ሲሆን የተለያዩ ጁሶችን አትክልቶችን ፈጭተን ለመጠቀም እንዲሁም ደግሞ ሽንኩርት ለመፍጨት የሚያገለግለን የቤት ውስጥ እቃ ነው። ይህ እንግዲህ ድካምን ይቀንስልናል ጉልበትንም ከመፍጀት ይቀንስልናል ማለት ነው።

በምስሉ ላይ የምንመለከታት እንግዲህ በኢትዮጵያ ታላላቅ ስራዎችን የሰራች እና ለኢትዮጵያ ታላቅ አስተዋጽኦ ያደረገች የኢትዮጵያ ፕሬዚደንት የነበረች ሴቷ ጀግና ወይዘሮ ሳህለወርቅ ዘውዴን ምስል እንመለከታለን ማለት ነው።

በምስሉ ላይ የምንመለከተው እንግዲህ ብዙ ግዜ ሲበሉት ደስ የሚል እና እሾሁ ደግሞ በጣም ስቅስቅ እያለ በሰውነት ላይ የሚያስቸግር በለስ በመባል የሚታወቅ የእጽዋት አይነት ነው እና ጣእሙ በጣም ደስ የሚል ፍራፍሬ ነው።

በምስሉ ላይ አርሶ አደሮችን ገበሬዎችን እንመለከታለን። እነዚህ እንግዲ በአህያ ነዶ ጭነው በፊት ያለው ወንድ ነው በኋላ ያለችው ሴት ናት። አህዮችን ጨነው ወደ ቤታቸው ወይም ወደ ሌላ ቦታ እየወሰዱ እንመለከታለን።

በምስሉ ላይ የምንመለከተው ምግብ ሲሆን ሰርቢስ ላይ እንጀራ ተደርጎ ከእንጀራው ላይ ደግሞ የዶሮ ወጥ እና እንቁላል ያለበት ወጥ ተደርጎ ለመመገብ ቀርቦ እንመለከተዋለን።

በዚህ ምስል የምንመለከተው ኢትዮ ቴሌኮም ያወጣውን ማስታወቂያ ነው። ይህ ማስታወቂያ እንግዲ ልክ በአል ሲደርስ ወይም ደግሞ እንዲዚህ ቀናቶችን ወስኖ ቴሌ ብር ሱፐር አፕ የሚጠቀሙ ተጠቃሚዎቻቸውን ሽልማት ይሸልማሉ ማለት ነው እጣ በማውጣት እና ጨዋታው እንዲሁ በማሽከርከር ነው። አሽከርክሮ ያረፈበት ላይ ልክ ያሉትን በሰርክሉ ያሉትን ያገኘውን ይበላል ማለት ነው፤ ወይም ያገኛል ማለት ነው።

በምስሉ የምንመለከተው ምግብ ሲሆን ይህ ምግብ በየአይነት ይባላል። እና ይህ በየአይነት የተለያዩ ወጦችን ይዝዋል። ሽሮ አለ፣ ቀይስር አለ፣ አልጫ አለ፣ ጎመን አለ፣ ድንች አለ እንደዚሁም ደግሞ ሽሮ እንመለከታለን ማለት ነው። መካከል ላይ ደግሞ ጥቁር ጎመን ወይም የገርጬ ጎመን የምንለውንም እንደዚሁ ይዝዋል።

በምስሉ የምንመለከተው ጠረጴዛ ወይም ቴብል ላይ ላፕቶፕ እና የተለያዩ የኤሌክትሮኒክስ እቃዎችን እንመለከታለን። ከታች ደግሞ ለመቀመጫነት የሚያገለግል ተሽከርካሪ እና ዘመናዊ ወንበር እንመለከታለን።

ይህ መዝናኛ እና መናፈሻ ሲሆን በሃይቅ ዳር እንግዲህ በጣም በትልቅ ውበት በአረንጓዴ አሸብርቆ ደስ በሚል ሁኔታ ተሰርቶ የምንመለከተው ሀይቅ ዳር ያለ መናፈሻ ነው።

በዚህ ላይ የምናየው መዝናኛ እና መናፈሻ ሲሆን የተለያዩ ሰዎች ቆመው እየጨፈሩ እንመለከታለን። የተለያዩ አልባሳትን ለብሰው ቁጭ ብለው ደሞ መሰንቆ እየመቱ እንዲሁም የተለያዩ አታሞዎችን እየመቱ ሙዚቃውን የሚያሟሙቁ ሰዎችን እንመለከታለን። ቁመው ሚጨፍሩት የተለያዩ አልባሳትን ለብሰው እንመለከታቸዋለን።

በምስሉ የምናየው ምግብ ነው። ከጎን በብርጭቆ የተቀዳ መጠጥ ይታያል። እንዲሁም ደግሞ ቁርጥ እንጀራ፣ ሶስት ቁርጥ እንጀራ እንጀራው ላይ ተቀምጥዋል። በርበሬ አለ። እንደዚሁም ደሞ ስጋ ተሰርቶ እንጀራው ላይ እንመለከታለን።

በዚህ ምስል የምንመለከተው መኖሪያ ቤቶችን ሲሆን በመኖሪያ ቤቶች ዙሪያየተለያዩ እፅዋትቶችን እንመለከታለን እንደ አጥር የሚያገለግሉ ባህር ዛፍ በዚህኛው በኩል ደግሞ ቁልቋል የሚባል እፅዋት ነው ሲቆርጡት ነጭ ደም የሚያወጣ እፅዋት ነው እንመለከታለን።

በምስሉ ላይ የምንመለከተው አስፓልት ወይም መንገድ ነው። መንገድ እንግዲህ የተለያዩ መኪናወች እየተንቀሳቀሱ ሰዎች ደግሞ ዳር እና ዳር ላይ ቁመው እንመለከታለን። ይህም እንግዲህ ለህዝቡ ዋና ዋና አስፈላጊ የሆነ መሰረታዊ አገልግሎት የመንገድ አገልግሎት ነው።

በምስሉ ላይ የልቦለድ መፅሀፍ የምናይ ሲሆን ግራጫ ቃጭሎች የሚል በነጭ ቀለም የተፃፈ ፅሁፍ እና እንዲሁም ደግሞ ከላይ የሰው ምስል ወደ ግራ ያዘነበለ እና ወደግራም ምልከታ ያደረገ የሰው ምስል እንመለከታለን።

በዚህ ምስል የምንመለከተው ጌጣጌጥ ሲሆን እንግዲህ በአንገታችን የምናደርገው በመስቀል ቅርፅ የተለየ ዲዛይን የተሰራ የመስቀል ቅርፅ ያለው እና እና በማተብ የተደረገ የመስቀል ቅርፅ ያለውን የያዘ እጅ የያዘ እጅ እንመለከታለን።

በምስሉ የምንመለከታቸው እንግዲህ እንደተለመደው አሜን አሜን የሚሉ ጴንጤዎችን እንመለከታለን ማለት ነው። እጃቸውን አንስተው በስሜት እየጮሁ እንደሆነ ያስታውቃል ከምስሉ እንደምንመለከተው።

በምስሉ ላይ የምንመለከተው ካህናት አባቶች የኢትዮጵያ ኦርቶዶክስ ተዋህዶ ካህናት አባቶች ታቦቱን ተሸክመው በአል እየተከበረ ሲሆን ከጎንም የተለያዩ ካህናት እንመለከታለን። እንዲሁም ደሞ ጥላ ይዘው ካህናቱ ታቦቱን አጅበው እያከበሩ እንመለከታቸዋለን።

በምስሉ ላይ የምንመለከታት መጓጓዣ ወይንም ደግሞ ተሽከርካሪ ህሙማንን በፍጥነት ወደ ሆስፒታል በማድረስ የምናውቃት አምቡላንስ የምትባልዋ የተሽከርካሪ አይነት ናት።

በምስሉ ላይ ከፊትለፊት አ.አ ወይም ደግሞ አዲስ አበባ የሚል እና ታርጋ ቁጥሩን ከስር እንመለከታለን። መኪናው በተለያየ ነገር አጊጥዋል፤ አበባዎች ፊትለፊት ላይ ተደርገዋል እንግዲህ ለተለያየ ዝግጅት ለሰርግ፣ ለጋብቻ ተዘጋጅቶ ሊሆን ይችላል። እና መኪናዋን አስጊጠዋት እንመለከታለን።

በዚህ ምስል የተመለከተው የቡና መፍጫ ሲሆን ከጎን የተቆላ ቡና ምስል አለ ።ይህ እንግዲህ በሙቀጫ ፈንታ ወይንም ደግሞ ሙቀጫን ተጠቅሞ ጉልበትንም ከሰዓትን ከመፍጀት የሚቆጥብልን ቡናን በቀላሉ ለንፈጭ የምንችለው የቤት ውስጥ እቃ ነው።

ይህ እንግዲህ የመማሪያ ክላስ ሲሆን ግሪን ቦርድ ግድግዳው ላይ እንመለከታለን። እንዲሁም የተዘጋጁ ጠረጴዛዎች እና ወንበሮች ለተማሪዎች መቀመጫነት እንመለከታለን ማለት ነው። እንግዲህ እነዚ እቃዎች ለተማሪ ማስተማሪያነት የቀረቡ ኢንፍራስትራክቸሮች ወይም አቅርቦቶች ናቸው።

በዚህ ምስል የምንመለከተው አርማ ሲሆን ይህ አርማ የሚገልፀው በባህርዳር ዳር ዮኒቨርስቲ የህክምናና ጤና ሳይንስ ኮሌጅ አርማ ነው ማለት ነው። ከሰባቱ ካምፓስ አንዱ የሆነው የጤና እና ሳይንስ ኮሌጅ አርማ ነው።

በምስሉ ላይ ምግብ እንመለከታለን እንጀራው ሰርቢስ ላይ ተዘርግቶ መካከል ላይ አልጫ ወይንም ነጭ ክክ ተደርጎ በዳር እና በዳር ደግሞ አትክልት ወይንም ደግሞ ቀይስርና ጎመን እንመለከታለን።

በዚህ ምስል በአንድ አካባቢ የሚኖሩ ማህበረሰቦች ወጠው እየጨፈሩ እየተዝናኑ ነው ምንመለከተው። የአካባቢያቸውን አልባሳት ለብሰው ነጫጭ ልብስ ከላይ ሻርብ ነገር አስረው እየደነሱ ወይንም ደግሞ እየጨፈሩ እንመለከታቸዋለን።

በዚህ ምስል የምንመለከተው አርማ ነው። አርማው የብሄራዊ መረጃ እና ደህንነት አገልግሎት ነው። ኢትዮጵያንስ ይላል ናሽናል

ይህ የሙዚቃ መሳሪያ ሲሆን ይህ እንግዲህ እንደነ በገና እና ክራር አውታር ያለው ያለው የሚዚቃ መሳሪያ ነው ስሙም ጊታር ይባላል።

በምስሉ ላይ የምንመለከተው የኮሪደር ልማት ዜና ሲሆን ይህ ዜና እንግዲህ ጠቅላይ ሚኒስትር አብይ አህመድ ዶክተር በተገኙበት የተደረገ ሁለተኛ ምዕራፍ የኮሪደር ልማት ስራ ግምገማ ተደረገ የሚል ዜና ነው ማለት ነው።

እዚህ ምስል ላይ የምናየው የማንጎ ጁስ ሲሆን መአዛ ማንጎ ይላል። የማንጎ ፍሬ ምስል ላስቲኩ ላይ ይታያል እና ማንጎ በጣም ጠቃሚ ፍራፍሬ ነው። ሲበሉትም፣ ሲጠጡትም፣ ለጭማቂም በጣም ደስ የሚል አይነት እና ጣፋጭ የሆነ ፍራፍሬ አይነት ነው።

በዚህ ምስል የምንመለከተው የተቆለፈበት ቁልፍ የሚል ጹሁፍ እና ወደታች ደግሞ የመብራት ምስል ያለበት በር የሚመስል ነገር እንመለከታለን ወይም የቁልፍ ማስገቢያ ነው የሚመስለው ከውጭ ደግሞ የቁልፍ መክፈቻውን እንመለከታለን ማለት ነው።

በምስሉ ላይ የምንመለከተው ምግብ ሲሆን የተለያዩ አይነት ወጦችን ይዟል ክክ፣ ሽሮ ፣አልጭ፣ ቀይስ እንዲሁም ደግሞ ድንችን ይዞ እንመለከተዋለን።